ይህ በምስሉ ላይ የምትመለከቱት በኢትዮጵያ ማህበረሰብ ዘንድ ውጪ ቡና በማፍላት እንዲሁም ህዝቡን በመመረቅ የሚታወቁ ሰዎች ተሰባስበው በማህበረሰቡ ዘንድ በበአል ጊዜ ወይም ሰዎችን ለማስታረቅ የሚደረግ ዝግጅት ነው።

ይህ በምስሉ ላይ የምትመለከቱት ሴቶች አንድ ላይ በመሆን የግብርና ስራን የሚሰሩበት ሁኔታ የሚያሳይ ምስል ነው። ከግብርናውም ላይ ሴቶች እየዘሩ ወይም እየተከሉ ይገኛሉ። በምስሉም ላይ ውብ የሆነ ገፅታን የተላበሰ ይመስላል።

ይህ በምስሉ ላይ የምትመለከቱት የባህርዳር ከነማ እግርኳስ ክለብን የሚያሳይ ምስል ነው። በምስሉም ላይ አጠቃላይ ተሰባስበው ዋንጫዉን ያነሱበት ሂደትን የሚያሳይ በምስሉ ላይ ትመለከታላችሁ።

ይህ በምስሉ ላይ የምትመለከቱት የኢትዮጵያ መከላከያ ህዝቦቸን ሲፈትሽ ነው። ይህም ለህዝቦቹ ደህንነት ሲባል የሚደረግ ሁኔታ ነው።

ይህ በምስሉ ላይ የምትመለከቱዋቸው ሶስት የቆሎ ተማሪዎች ሲሆኑ ፤ ይህም በዳሳቸው ዉስጥ ሁነው በዛፍ ስር እያጠኑ ያሉ የቆሎ ተማሪዎች ናቸው።

ይህ በምስሉ ላይ የምትመለከቱዋቸው የቆሎ ተማሪዎች ወይም የቄስ ተማሪዎች ሲሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሀይማኖት ትምህርት የሚማሩ ህፃናት ናቸው ማለት ነው ።

ይህ በምስሉ ላይ የምትመለከቱት በጣም ውብ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት በአል አከባበር ነው። እና በማለዳ ካህናቱ የሚቀድሱት ቅዳሴ እና ባህረ ጥምቀቱን የሚባርኩበት ሂደት ነው።

ይህ በምስሉ ላይ የምትመለከቱት በቆሉ ሲሆን። ይህ በቆሎ በምጣ የተቆላና እሸቱን በመፈልፈልግ ምጣድ ላይ በመቁላት የሚቀርብ የጥራጥሬ አይነት ነው።

ይህ በምስሉ ላይ የምትመለከቱት የእህል ጎተራ ነው። እና ገበሬዎች እህላቸውን ከሰበሰቡ በኋላ የሚያከማቹበት መንገድ ነው ማለት ነው።

ይህ በምስሉ ላይ የምትመለከቱት በጣም ውብ የሆነውን፣ በኢትዮጵያ የሚገኘውን የጢስ አባይ ፏፏቴ ነው። ፎቶው በጣም ማራኪና ለአይን ሳቢ የሆነ ነው።

ይህ በምስሉ ላይ የምትመልከቱት የአዲስ አበባ ዩኒቨርሲቲ አርማ ነው ማለት ነው። በዋናነትም ይህ የሚገኘው በአዲስ አበባ ሲሆን በ4 ኪሎ በ6 ኪሎ በዋናነት ይታዎቃል። እና እንቁ እና አንጋፋ የሆነ ዩኒቨርሲቲ ነው ማለት ነው።

ይህ ምስሉ ላይ የምትመለከቷቸው በፓትሮል መኪና ላይ የተቀመጡ የመከላከይ ሰራዊት ልብስ የለበሱ ወታደሮች ናቸው። ማለት ነው። እና በዋናነትም ለሀገር መከታ ይሆናሉ።

ይህ በምስሉ ላይ የምትመለከቱት መቀመጫ ሲሆን የተሰራዉም ከቆዳ ነው::ይህ ቆዳ ከበሬ ሊሆን ይችላል ከተለያዩ እንስሳቶች ተወዶ ለምቀመጫ ተሰርቶ የቀረበ ነው ::

ይህ በምስሉ ላይ የምትመለከቱት ያልበሰለ የማንጎ ፍሬዎች ሲሆኑ ይህም ውብ የሆነ እና ጣፋጭ የሆነ ማንጎ ነው እና ሲበስል ለምግብነት ይውላሉ ።

ይህ በምስሉ ላይ የምይትመለከቱት ባለ 2 ጎማ የሆነ ሳይክል ሲሆን፤ የተለያዩ ብዙ አይነት ቀለም ያላቸው እና ለመጓጓዣነት የማያገለግሉ ሳይክሎች ናቸው ማለት ነው።

ይህ በምስሉ ላይ የምትመለከቱት ሶስት እግር የመጓጓዣ አይነት ሲሆን "ባጃጅ" ተብላ ትጠራለች። በአብዛኛዉ በኢትዮጵያ ክፍሎችም በተወስኑ ሰዎች አገልግሎት በመስጠትና በመጓጓዣነት ይምታገለግል ጠቃሚ መሳሪያ ናት።

ይህ በምስሉ ላይ የምትመለከቱት የበጋ መስኖ ስንዴ የያዘ ማሳ ነው። እና በዋነንትም በደሴ ከተማ ላይ የተወሰደ ምስል ነው እና የበጋ መስኖ በመጠቀም የሚመረቱ ሰብሎችን የሚያመለክት ነው ማለት ነው።

ይህ በምስሉ ላይ የምትመለከቱት በጣም ዉብ የሆነ ቤት ነው ማለት ነው። ይህም ቀይ ቀለም ያሉት ደረጃወች እና ህንጻዎች ክፍሎች ያሉት ሲሆን ይህም እንደ ቱሪስት መስህብነት ያገለግላል።

ይህ በምስሉ የምትመለከቱት የሶማሌ ብሔራዊ ክልላዊ መንግስት ባንድራ ሲሆን ቀለም አቀባቡም በአረንጓዴ በነጭ በቀይና በሰማያዊ እንድሁም የኮከብ ምልክት ያካተተ ነው ማለት ነው።

ይህ በምስሉ ላይ ምትመለከቱት በባህር ዳር ከተማ ላይ የሚገኘው የጃካራንዳ ሆቴልን የሚያሳይ ምስል ነው። ምስሉም ላይ በጣም ውብ የሆነ ግቢን የሚያሳይ ምስል አለ ማለት ነው።

ይህ በምስል ላይ የምትመለከቱት አማራ ልማት ማህበር የትምህርት ቤቶች የግንባታ ስብሰባ ነው ።ይህም ስብሰባው በጣም ጠቃሚ ነው።

ይህ በምስሉ ላይ የምታዩት በባህር ላይ ጉዞ ነው ይህም የተለያዩ ሰዎች ላይኛው እንዲሁም ታችኛው ቦታ ላይ ተቀምጠው ባህርን የጣና ባህርን ሲያቋርጡ የሚያሳይ ምስል ነው እና የተለያዩ ገዳማትን ለመጎብኘት እንዲሁም የተለያዩ ቦታዎችን ለመጎብኘት ነው።

ይህ በምስሉ ላይ የምትመለከቱት በተለያየ አይነት የቀረቡትን አይነት የቀረቡትን የቸኮሌት ምርቶችን የሚያሳይ ነው። ይህም በጣም ጠፋጭና ውብ የሆኑ ቅርፅች የተሰራ ቸኮሌት ህለፃናት አብዛኛውን ጊዜ ለልደት ለተለያዩ ፕሮግራሞች የሚሆን

ይህ በምስሉ ላይ የምትመለከቱት የመሰስቀል ምልክት ሲሆን በ አንገት ላይ የሚደረግ መስቀል ነው።

ይህ በምስሉ ላይ የምተመልከቱት ፎቶ በኢትዮጵያ ፌደራል ፍተሻ እየተደረገላቸው ያሉ ምእመናል የሚያሳይ ነው። ምእመናሉ በዋናነት ወደ ፕሮግራም ከመግባታችው በፊት መፈተሻቸውን የሚያሳይ ነው።